መረብ ኳስ እጅግ በጣም ብዙ ተከታይ ወይም ደሞ ተመልካች አለው ስፖርት አይነት ሲሆን፤ ይህ የስፖርት አይነት ከመመልከትም በተጨማሪ ሰዎች የተለያዩ ቦታዎች ላይ የሚሳተፉባቸው የስፖርት አይነት ናቸዉ። ይሄም ማህል ላይ መረብ በመሆን በ2 ቡድኖች ተከፍሎ የሚጫወተው ጨዋታ ነው።

የስቅለት በዓል በኦርቶዶክስ ተዋህዶ እምነት ተከታዮች መካከል በነኝነት ከሚታወሱ ትላልቅ በዓላት መካከል አንዱ ነው ይህም ፋሲካ ከመዋሉ ከእሁድ በፊት ካለው አርብ ላይ የሚውል የሃይማኖት ስነ ስርዓት ነው።

የሀበሻ ቀሚስ በአላት በሆኑ ጊዜ ወይም ደግሞ የሰርግ ፕሮግራም ጠብቀን የምንለብሳቸዋለሁ አበሶች ሲሆን ነገር ግን አሁን ላይ በተለያዩ ዲዛይነሮች ዘመናዊ ፋሽን ተሰርተው እንደማንኛውም ላማረ አለባበስ በአዘቦት ቀን የምንለብሰው ልብሶች ሆነዋል።

የሳር ቤቶች በኢትዮጵያ በሃገራችን በገጠር አከባቢ የሚዘወተሩ የቤት አሰራሮች ነውና ይህም የቤት አሰራሮች ከጂል መሰል ሳሮች በብዛት የሚሰራና ከጭቃ ጋር በመወሓድ ጠንካራ መሰረት ይዘው የሚሰሩ ቤቶች ናቸው።

የፈረስ ግልቢያ በአገራችን በኢትዮጵያ ብዙ የተለመደ የስፖርት አይነት ባይሆንም፤ በዓለማችን ግን ብዙ ተከታታዮች ከዛም አልፎ ሰዎች ከሚሞክሩት የስፖርት ዓይነቶች ውስጥ አንዱ ነው። ይህም ለሰዎች እጅግ በጣም የምታደስ ስሜትን የሚሰጥ ስፖርት ዓይነት ነው።

የመጽሐፍ መደርደሪያዎች በተለያዩ ግለሰቤ ቤቶች ከዛ በተጨማሪ በቢሮ ውስጥ የሚገኙ ቃሉ እኔ እነዚህ መደርደሪያዎች ሊያቸው ላይ መጽሐፉን እንደተለያዩ መመረጃና በማስቀመጥ ነገሮችን አድራሻ የመሳሪያ አይነቶች ናቸው ወይንም ደግሞ ዕቃ

ጸልዮች የተለያዩ ጌጣጌጦችን ለመስራት የሚያገለግሉ ኮሳቁሶች መካከል አንዱ ሲሆን እነዚህ አንድ ላይ በማድረግ ጌጣጌጥ መስሪያ መሣሪያዎች አንድ ላይ በማድረግ የእጅ አምባር የአንገት ሀብል እንደዚሁም ደግሞ ለጸጉር መሰራት የሚያገለግሉ የዕቃ አይነቶች ናቸው።

ኮካ በሀገራችን በኢትዮጵያን በአለም ለማችን በርካታ ሰዎች የሚወዱት የመጠይቅ በውጭ ሃገር የሚመረት ምንድን ነው በሀገራችን ደግሞ በተለያዩ ድርጅቶች የሚመረት የመጠጥ አይነት ነው

የሳይንስ ትምህርት በአገራችን በኢትዮጵያ ከዛም አልፎ በአለም ላይ ከሚሰጡ የትምህርት አይነቶች መካከል አንዱ ሲሆን ይህ ትምህርትም ተፈጥሮ ነገሮች ከዛም አልፎ እጅግ በጣም ብዙ ነገሮችን ልጆችን ለማስተማር የሚደረግ የትምህርት ዓይነት ነው።

ጥብስ በሀገራችን በኢትዮጵያ ከሚሰሩ የምግብ አይነቶች መካከል አንዱ ሲሆን ይህ የምግብ ዓይነት አብዛኛውን ጊዜ በዓላት እንዲሁም ደግሞ ቤት ውስጥ ተለጋ ጊዜ የሚሰራ የምግብ አይነት ነው። የሚዘጋጀውን ከስጋና የተለያዩ ነገሮች ጋር የሚሰራ የምግብ አይነት ነው።

የሶፍ ሁመር ዋሻ በሀገራችን በደቡብ ክልል ውስጥ የሚገኝ የቱሪዝም ቦታ ሲሆን የተለያዩ ቱሪስቶች በየ አመቱ ደግሞ በተለያየ ግዜ የሚጎበኙት በዩኔስኮ ከተመዘገቡ ከቅርስ አይነቶች ውስጥ አንዱ ነው።

የፀጉር አስራ የአንድን አካባቢ እና ማህበረሰብ ባህል እና ጥበብን የሚገልጹ መንገዶች ሲኖሆኑ እነዚህም በምሳሌ በአካባቢ የሚገለጽበት ባህል ሰዎች በተለይ ሞንድርች አግሯቸውን ፍሬዝ በመሳለ ነገር በመጠቅለድ የሚያምሩበትን የሚሰጣቸው የባህላቸው መገለጫ ነው።

ነጭ ቀለም ብዙውን ጊዜ ሰዎች ቤታቸው ውስጡን ለማሳምህር እና ለማስከት በሚፈልጉበት ጊዜ ምርጫቸው የሚያደርጉት የቀለም ዓይነት ነው። ይህም የሆነበት ምክናያት ክክት እንዲልና አንድ ቤት ሁበትን እንዲላበት የማደግምት ስላለው ነው።

ኪሊሚዩን ብዙቻችን ቤትስት የሚገኝ የኤሌክትሮኒክ እቃ ሲሆን፤ ይህ እቃ ተንቀሳቃሽ ምስሎችን የሚናይበት እንዲሁም ደግሞ ቤቶች ብዙ ሰዎች ለመዛናናት የሚመርጡት የኤሌክትሮኒክ እቃ ወይም የኤሌክትሮኒክስ ቁሳቁስ ዓይነት ነው።

የዜና ባለሞያዎች ቀጥታ ዜናውን ከሚያቀርበው ሰው በተጨማሪ ከጎን ሆነው ዜናውን በምልክት ቋንቋው የሚያስተረግሙ ሌላ ባለሙያዎችን አሉ እነዚህ ባለሞያዎች መስማት ለተሳናቸው ሰዎች ዜናውን በተገቢ ሁኔታ ለማድረስ የሚሰሩ ባለሞያዎች ናቸው፡፡